ይሄ ደግሞ የአቮካዶ ፍሬ ሲሆን፤ ገና አልበሰለም ጥሬ ነው ግን ፍሬው ደርሷል መብሰል ግን ይቀረዋል። ፍሬ ያንዘረፈፈ ዛፍ ማለት ነው።

ይሄ ደግሞ የባንክ ሎጎ ነው፤ ፀደይ ባንክ። ይመስለኛል እኛ ብርሀን ነን ለማለት ይመስለኛል ቢጫው አበባ ወይም ደሞ እንደ አበባ የፈካን ነን ነው። አረንጓዴው ደግሞ ተስፋን ወይም ልምላሜን ነው ሚያሳየው፣ ቢጫው ተስፋን ያሳያል ፣ አረንጓዴው ልምላሜን ያሳያል። ፀደይ ባንክ በፀደይ ሰብል ስለሚሰበሰብ ለዛ ነው ፀደይ የተባለው።

ይሄ የሰርግ ወይም ደግሞ ቀለበት ፕሮግራም የሚዘጋጅበት ዲኮር ነዉ። ሰዎቹ መሀል ላይ ያለዉ ወንበር የሙሽራ እና የሙሽሪት ሲሆን አራት ሚዜዎች መቀመጫ ከዛ በኋላ ደግሞ ሻማም አለዉ።